ፖለቲካ፤ ምስራቅ አፍሪካ ፖለቲካ፦ የምስራቅ አፍሪካ ፖለቲካ ተብሎ የሚጠራው በምስራቅ አፍሪካ ሃገራት መካከል ያለው ግንኙነት ኢኮኖሚያዊም ሊሆን ይችላል ማህበራዊ ግንኙነትን እንዲሁም እነሱ ከሌሎች ሃገራት ጋር ያላቸውን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ግንኙንትን የሚያጠቃልልን የፖለቲካ ዘርፍ ነው።

ስራ፡ ንግድ ንግድ አንድን እቃ ከገዙ በኋላ ከገዙበት ከፍ አድርጎ በመሸጥ ገንዘብ ማግኘት ነው።

መዝናኛ እና ማናፈሻ ግራንድ ሆቴም በ ባህር ዳር ከተማ የሚገኝ ትልቅ የሆነ አና ውብ የሆነ የ መዝናኛ ስፍራ ሲሆን በ ባህር ዳር ከተማም እጅግ በጣም ታዋቂም ነው ።

መጠጦች ኮካኮላ:-ኮካኮላ ከለስላሳ መጠጦች መካከል የሚመደብ እና ቀዳሚዉን ድርሻ የሚወስድ የመጠጥ አይነት ነዉ። በአብዛኛዉ ለህፃናት እና አልኮል ለማይጠጡ ሰዎች ተመራጭ መጠጥ ነዉ።

ጥበብ እና ባህል ፦ የሸክላ ስራ ፦ የሸክላ አፈርን በመጠቀም የተለያዩ የማህበረሰብ መገልገያዎችን እንደ ጀበና ፣ ድስት የመሳሰሉ እቃዎችን የምንሰራበት ጥበብ ሲሆን በባህላችን ነው ይህንን ያገኘነው ። ስንቶቻችን የሸክላ ስራ ምርቶችን እንጠቀማለን ?

ንግድ እና ግብይት የበይነ መረብ ንግድ የበይነ መረብ ንግድ በአካል ሳይሆን ኢንተርኔት ላይ ያቀረበልን የተለያዩ እቃዎችን የመግዛት ሂደት ነው።

ጉዞ ፣ ቱሪዝምና ስደት ዳናኪል፦ ዳናኪል በአፋር ክልል ውስጥ የሚገኝ የእሳተ ጎመራ የሚፈነዳበት ቦታ ሲሆን በብዙ ቱሪስቶችም የሚወደድ እና የሚጎበኝ ቦታ ነው ።

ሽሮ ሽሮ ከአርተር ወይም ከጉወያ የሚዘጋጅ በኢትዮጵያ በአብዛኛው የኢትዮጵያ ክፍል የሚወደድ እና የሚዘወትር የምግብ ዓይነት ሲሆን ከተለያዩ ማባያዎች ጋር ይቀርባል።

ጫማዎች ፦ በረባሶ ፦ በረባሶ ጠፍር ተብሎ ከሚጠራ በድሮ ግዜ አብዛኛው ሰው የሚገለገልበት የመሳሪያ ለጫማ መስሪያ የሚያገለግል ፕላስቲክ የመሰለ መሳሪያ የሚሰሩ ጫማዎች ናቸው ። በረባሶ ለብሳችሁ ታውቃላችሁ ?

ቡና ቤቶችና ምግብ ቤቶች የሽቡና በኢትዮጵያ ውስጥ በባህር ዳር ከተማ በተለያዩ ቦታዎች ላይ የምናገኘው የቡና ቤት ሲሆን የተለያዩ ጣፋጭ ሆኖ ቡናዎችን ያቀርባሉ። የሽ ቡና ሄዳችሁ ካላችሁ?

መናፈሻ ማንጎ መናፈሻ በባህርዳር በጣና ላይ ያለ እጅግ ታዋቂ እና ከረጅም ጊዜ በፊት ጀምሮ የነበረ የመዝናኛ ስፍራ ነው::

ባንዲራና መለያ የአማራ ክልል ባንዲራ:- የአማራ ክልል ባንዲራ በቀይ እና ቢጫ ቀለማት ያሸበረቀ ሲሆን መሃል ላይ በቢጫ የተሰራ ትንሽ ኮኮብ እንዳለው ይታወቃል። የአማራ ክልል ባንዲራ አይታችሁ ታውቃላችሁ?

ፍራፍሬ አትክልትና ፍራፍሬዎች ብርቱካን ብርቱካን ክብ ሆኖ እጅግ ጣፋጭ የሆነ እንዲሁም በጥሬነቱ አረንጓዴ እንዲሁም ሲበስል ቢጫ ቀለም ሽፋን ያለው ሲሆን በኢትዮጵያ በአብዛኛው ህዝብ ይወደዳል። ብርቱካን በልታችሁ ታውቃላችሁ?

ጉዞ፤ ቱሪዝምና ስደት፦ የባህር ላይ ጉዞ ከአንድ ቦታ ወደ ለሌላ ቦት በባህር የትለያዩ መርከብ ገልባዎችን በመጠቀም የምናደርገው የጉዞ አይነት ነው።

ጫማዎች ነጠላ ጫማ በአብዛኛውን ጊዜ ክፍት የሆኑ እና በዉስታቸውም ካልሲ የማይለበስባቸው እንዲሁም አብዛኛውን ጊዜ ቤት ዉስጥ የሚደረጉ የጫማ አይነቶች ናቸው::

ትምህርት ኬሚስትሪ ኬሚስትሪ ስለ ውህዶች፣ ድብልቆች እንዲሁም፤ የተለያዩ ንጥረ ነገሮች የምንማርበት የትምህርት ዘርፍ ሲሆን፤ ለህክምና እንዲሁም ለምርምር እጅግ ጠቃሚ የሆነ የትምህርት ዓይነት ነው።

ሙዚቃ ከኢትዮጵያ ባህላዊ የሙዚቃ ስልቶች መካከል አንዱ የሆነው የትዝታ የሙዚቃ ስልት ታዋቂ የሆነው መሀሙድ አህመድ ሲጫወተው አይተናል። ስንቶቻችን የሱን ሙዚቃ እናውቃለን።

መሰረተ ለማት የመብራት አገልግሎት በኢትዮጵያ ላሉ ለተለያዩ ክፍሎች በመንግስት አማካኝነት የሚሰራጭ የመብራት አገልግሎት ነው:: መብራት ሁሉም ቦታ ላይ ታገኛላችሁ?

ተፈጥሮና አካባቢ እንስሳት በተፈጥሮ ምናገኛቸው አካባቢያችንን እጅግ ያዘወትሩ የሚችሉ የቤትና የዱር እንስሳት ተብለው የሚከፋፈሉ ህይወት ያላቸው ነገሮች ናቸው።

ልዩ ልዩ መሳሪያዎች፡- ብሎን መፍቻ፡-ብሎን መፍቻ በብዙ ቤቶች የምናገኛቸው የተለያዩ የታሰሩ ብሎኖችን ለመጠገን እንዲሁም ለማስተካከል ስንፈልግ የምንፈታበት አንድ መሳሪያችን ነው። መፍቻ አላችሁ?

ፋሽን ጎጃም አዘነ ጎጃም አዘነ በአማራ ክልል እንዲሁም በተለይ በተለይ በጎጃም አካባቢ የሚዘወትር ይፎቆጣ አይነት ሲሆን አብዛኛውን ጊዜ ወፈር ካለ ክር የሚሰራ ጨርቅ ነው ::

ጽድ በአገራችን በተፈጥሮ ከሚገኙ ብዙ እፅዋት መካከል አንዱ የሆነው የሆነ ሲሆን ፤ እጅግ ረጅምና ቀጫጭን የሆኑ ቅጠል አሉት። ጽድ አይታችሁ ታውቃላች?

የሱፐር ማርኬት ምርቶች የተፈጨ ቡና የተፈጩ ቡናዎች በተለያዩ ድርጅቶች የተፈጩ እና ለአቅርቦት ታሽገዉ የደረሱ የተለያዩ የቡና ምርቶችን በሱፐር ማርኬት ላይ እናገኛቸዋለን።

ስራ፦ ሀኪም፦ ሀኪም ለማህበረሰቡ በተለያዩ ጊዚያት በተለያዩ ምክንያቶች የሚከስቱ በሽታዎችን ህክምና በመስጠት የሚያገለግል የህክምና ዘርፍ ነው።

ታዋቂ መሪዎች አባቶች ። ከታዋቂ መሪዎች ውስጥ አንዱ የሆነውን ኔልሰን ማንዴላን መጥራት እንችላለን እዚህ ውስጥ ኔልሰን ማንዴላ የደቡብ አፍሪካ መሪ የነበረ ነው ። እና ለነፃነትም ተዋግቷል ። ስለ ኔልሰን ማንዴላ ምን ያክል ያውቃሉ?

ማኀበረሰብና ቤተሰብ የአገው ማህበረሰብ የአገው ማህበረሰብ በጎጃም አካባቢ የሚገኙና በአማራ ክልል ውስጥ የሰፈሩ የኢትዮጵያ አንድ የማህበረሰብ ክፍሎች ናቸው። ከአገዉ ማህበረሰብ የመጣ ሰው አይታችሁ ታውቃላችሁ።

መሀበረሰብ እና ቤተሰብ የትግራይ ማህበረሰብ:: የትግራይ ማህበረሰብ በሰሜኑ የኢትዮጵያ ህዝቦች ውስጥ ከሚገኙ ማህበረሰቦች ውስጥ አንዱ ሲሆን አብዛኛው የሹርባ ስነ ስርዓትን በማከናውን የሚታወቁ የማህበረሰብ ክፍሎች ናቸው::

ፖለቲካ አህጉራዊ ፖለቲካ ፡-አህጉራዊ ፖለቲካ በሰባቱም አህጉራት የተለያዩ አይነት መልክ ያላቸው የፖለቲካ ማህበራዊና ፖለቲካዊ ግንኙነቶች ሲሆኑ ማህበራዊና ኢኮኖሚ መስተጋብራቸውንም ያወራሉ።

የላሊበላ ውቅር አብያተ ክርስቲያናት በኢትዮጵያ በወሎ አካባቢ የሚገኙ እጅግ ውቢ የሆኑ ወደ 11 የሚቆጠሩ ከፍልፍል ድንጋይ የተሰሩ አብያተ ክርስትያናት ናቸው። ላሊበላ ሄዳላችሁ ታውቃላችሁ?

ጥበብና ባህል የሴት ልጅ ግርዛት፦ የሴት ልጅ ግርዛት ጎጂ ልማዳዊ ድርጊቶች ተብሎ ከሚጠሩ በኢትዮጵያ በድሮ ጊዜ በተለይ ወደ ምስራቅ ኢትዮጵያ እጅግ ይተገበር የነበረ እንደ ባህል ይወሰድ የነበረ ተግባር ነው።

ዜና፤ የአየር ንብረት ትንበያ ከ ዜና አይነቶች ውስጥ እንዲሆኑ የአየር ንብረት ትንበያ በሀገሪቷ በሚቀጥለው ሳምንታት እንዲሁም በዛሬው ቀን ሊከሰተው የሚችል የተለያዩ አየር ንብረት ሁኔታዎች የሚያሳየን የዜና ዓይነት ነው።

ማህበረሰብ እና ቤተሰብ፡-የሱማሊ ማህበረሰብ በኢትዮጵያ በስተ ምስራቅ ጫፍ በኩል የሚገኝ የህብረተሰብ ክፍል ሲሆን አብዛኛውን ጊዜ ማህበረሰቦቹ የሶማሊኛ ቋንቋ ይናገራሉ።

የቤት እና የቢሮ እቃዎች ወንበር አራት እግር ያለው ለመቀምጥ የሚያገለግል የቤት እና የቢሮ እቃ ሲሆን አብዛኞቹ ከጀርባ መደገፊያ ያላችው አንዳንዶቹ ደግሞ መደግፊያ የላላቸው አሉ። ቤታቸው ውስጥ ያለውን ወንበር መደገፊያ አለው የለው?

ፍራፍሬዎች ሙዝ:-ሙዝ ቢጫ ቀለም ያለው እንዲሁም ተልጦ የሚበላ የፍራፍሬ አይነት ሲሆን በአብዛኛው ደቡብ አካባቢ በብዛት ይበቅላል እና እንዲሁም ተጠቃሚዎቹ ብዙ አሉ። ሙዝ በልታችሁ ታውቃላችሁ?

ትምህርት የቋንቋ ትምህርት የቋንቋ ትምህርት በኢትዮጵያ ውስጥ ባሉ የተለያዩ ቋንቋዎች ወይም ከኢትዮጵያ ውጪ ባሉ የተለያዩ ሀገራት ቋንቋዎች የያዘ የተለያዩ መንገዶችን በመጠቀም የመጻፍ፣ የመናገር እና የማንበብን ክህሎት የሚያስተምረን ዓይነት የትምህርት ዓይነት ነው።

ባህርዳር ውስጥ ከሚገኙ የተለያዩ የቡና እንዲሁም የምግብ ቤቶች መካከል ራስ የተባለ ምግብ ቤት ታዋቂ ነው። እዛ የተለያዩ ምግብና መጠጦች ይዘወተራሉ። ስንቶቻችን ራስ ቡናና ምግብ ቤትን ተጠቅመነው እናውቃለን?

የቤትና የዱር እንስሳት ድመት:- ድመት በአብዛሀኛው የኢትዮጵያ እንዲሁም የዓለም ህዝብ ከቤት ውስጥ የምትገኝ እና አነስ ያለች የቤት እንስሳ ስትሆን አብዛኛውን ጊዜ አይጥ እንድታድንልን እንጠቀምባታለን። ቤታችሁ ውስጥ ድመት አለ?

ጥበብ እና ባህል የሽመና ስራ የሽመና ስራ የተለያዩ የኢትዮጵያ ባህላዊ ልብሶችን የምናመርትበት የጥበብ አንድ ዘርፍ ነው። የሽመና ስራ ውጤቶችን አይታችሁ ታውቃላችሁ?

ስነ-ህንፃ እና ግንባታ ኢትዮጵያ ውስጥ እጅግ የሚደነቁ የስነ-ህንፃ እና ግንባታ ውጤቶች ውስጥ አንዱ የሆነው የአክሱም ሐውልት ሲሆን በትግራይ ክልል ውስጥ አክሱም ምትባል ከተማ ውስጥ ይገኛል። ከፍተኛ የሆነ ርዝመት ያለው አክሱም ሃውልት ስንት ነው ርቀቱ።

ከመሰረተ ልማቶች ውስጥ አንዱ የሆነው የመንገድ አቅርቦት በመንግስት የሚሰራ ሲሆን አብዛኛውን ጊዜ ከአንድ ቦታ ወደ አንድ ቦታ ለመድረስ የተመቸ ቦታ ተደርጎ ነው ሚዘጋጀው ። ስንቶቻችን የመንገድ ጥራት ያሳስበናል?

መጠጦች የዳሽን ቢራ መጠጥ፤ ዳሽን ቢራ በአብዛኛው የኢትዮጵያ ክፍሎች የሚዘወትር የአልኮል መጠጥ ሲሆን ተወዳጅነትንም ብዙዎች ይመሰክራሉ።

ጉዞ ቱሪዝም እና ስደት የጥያ ትክል ድንጋይ ኢትዮጵያ ውስጥ የሚገኙ የተለያዩ የቱሪዝም መዳረሻዎች ተብለው ከሚጠሩ ቦታዎች ውስጥ አንዱ እና ታዋቂ የሆነው የጥያ ትክል ድንጋይ ነው።

ባንዲራና መለያ ፦የአልጄሪያ ባንዲራ፦ የአልጄሪያ ባንዲራ በግራ በኩል አረንጓደ በቀኝ በኩል ደግሞ ነጭ የሆነ በመሃሉ ላይ የጨረቃና የኮከብ ምስል ያለበት ባንዲራ ነው።

ማስታወቂያ የአገልግሎት ማስታወቂያዎች፤ የአገልግሎት ማስታወቂያዎች በተለያዩ ድርጅቶች በቲቪ ወይም በሬድዮ እንዲሁም በጋዜጣዊ የሚነገሩ በአንድ ድርጅት የሚሰጣቸውን አገልግሎት በዝርዝር የሚገልጹ ማስታወቂያ አይነቶች ናቸው።

ማስታወቂያ የቴሌቪዥን ማስታወቂያዎች፤ የቴሌቪዥን ማስታወቂያ የተለያዩ ምስሎችን በመጠቀም እንዲሁም አብዛኛውን ጊዜ የተወሰነ አጭር የሆነ ድራማ በማስገባት አንድ ዕቃ የሚያስተዋወቁበት የማስታወቂያ አይነት ነው።

መሰረተ ትምህርት ። መሰረተ ትምህርት በደርግ ዘመነ መንግስት የነበረ ለአረጁ እና ትልልቅ ሰዎች እንዲሁም ላልተማሩ ማኅበረሰባት የመፃፍ እና ማንበብ እንዲችሉ ታስቦ የተሰጠ የትምህርት አይነት ነበር ። መሰረተ ትምህርት የተማረ ሰው አይታችሁ ታውቃላችሁ?

ትምህርት ስነዜጋ እና ስነምግባር ስነዜጋ እና ስነምግባር አንድ ሰው ኡአንዲት ሀገር ብቁ ዜጋ ነው ተብሎ ለመጠራት የሚያገለግሉ የተለያዩ ሊያሟላቸው የሚገባቸውን ነገሮች የሚያስተምር የትምህርት አይነት ነው::

ማህበረሰብና ቤተሰብ፤ የኦሞ ማህበረሰብ፦ የኦሞ ማህበረሰብ በደቡብ ብሄሮችና ብሄረሰቦች እንዲሁም ህዝቦች ክልል ውስጥ የሚገኝ የማህበረሰብ ክፍል ነው።

የቤትና የዱር እንስሳት ነብር፡- ነብር እጅግ አስፈሪ የሆነና ዱር ውስጥ የሚገኝ እንዲሁም በሰውነቱ ላይ ጥቋቁር ነጠብጣብ ያለው ስጋ ተመጋቢ እንስሳት ነው።

ሱፐርማርኬት ምርቶች የዱቄት ወተት የዱቄት ወተት አብዛኛን ጊዜ ለህፃናት ተብለው የሚሠሩ የወተት ምርቶች ሲሆኑ አብዛኛውን ጊዜ ሱፐር ማርኬቶች ውስጥ እናገኛቸዋለን።

መሣሪያዎች ማንኪያ ማንኪያ በኢትዮጵያ በአብዛኛው ማበረሰብ ቤት ውስጥ የሚገኝ ወጥን ወይም ደግሞ ፈሳሽ ነገሮችን ለማማሰል እንዲሁም ደግሞ ለማሟሟት የምንጠቀምበት የመሳርያ አይነት ነው ::

ኢትዮጵያ ውስጥ ከሚገኙ እጅግ ካማሩ የስነህንጻ እና ግንባታ ቦታዎች መካከል የላሊበላን ውቅር አብያተ ክርስቲያናትን መመልከት እንችላለን። የተለያዩ ከአንድ ድንጋይ የተፈለፈሉ አብያተ ክርስቲያናት እንደሆኑ ይታወቃሉ ። ስንት አብያተ ክርስትያኖች እንዳሉ ያውቃሉ ?

ምግብ ድንች ወጥ በኢትዮጵያ ከባህላዊ የፆም ምግቦች ውስጥ አንዱ ሲሆን ከድንች በርበሬ እንዲሁም ዘይትና ሽንኩርት የሚሰራ የምግብ ዓይነት ነው።

ግብርና በሁለት ይከፈላል ከነዛም ውስጥ የእርሻና አርብቶ አደርነት ብለን ልንጠራው እንችላለን አርብቶ አደሮች ብለን ምንጠራቸው ከብቶችን የሚያረቡ እና የሚሸጡ እንዲሁም አስተዋጾአቸውን የሚሸጡ ሲሆኑ ስንቶቻችን የእነዚህን ተዋጾዎች ተጠቅመን እናውቃለን።

የፅህፈት መሳሪያ እቃዎች፦ እርሳስ፦ እርሳስ ማጥፋት የሚችልና ለመፃፍ የምንገለገልበት በተለይ ደግሞ ስእል ላይ ላሉ ሰወች የተለያዩ ስእሎችን ለመሳል የምንገለገልበት የፅህፈት መሳሪያ ነው።

መጕጕዣ እና ተሽከርካሪዎች ጋሪ ጋሪ ፈረስ ወይም አህያን ከፊት በመጠቀም ከጀርባ ዕቃ ማስቀመጫ በማድረግ የተለያዩ እቃዎችን የምናጕጉዝበት የመጕጕዣ አንድ መሳሪያ ነው::

ህግ አስከባሪ ዳኛ ዳኛ በተከራካሪዎችና በጠበቆቻቸው አማካኝነት በሚቀርቡ ማስረጃዎች መሰረት እንዲሁም ህገ መንግስቱ ላይ በሰፈረው ህገ ደንብ መሠረት ፍርድን የሚሰጥ የህግ አስከባሪ አንድ አካል ነዉ::

ጥበብና ባህል፤ ስእል፦ ስእል አንድ ሰው አንዱ ሃሳቡን ሊገልፅባቸው ከሚችሉ የተለያዩ የጥበብ ክፍሎች ውስጥ አንዱ ሲሆን በኢትዮጵያም በተለያዩ ጊዜያት የነበሩና ባህላችንን እንድሁም ወጋችንን ሊያሳውቁልን የሚችሉ የስእላት ስርአት አይተናል።

ንግድና ግብይይት፤ አስመጭና ላኪ፦ አስመጭና ላኪወች እቃወችን ከሃገር የተመረቱ እቃወችን ወደ ውጭ ሃገር በማቅረብ እንዲሁም የተለያዩ ፈላጊ ያላቸውን ከውጭ ሃገር ያሉ እቃወችን ወደ ሃገር ውስጥ በማስገባት የምናደርገው የንግድ አይነት ነው።

መሰረታዊ አገልግሎት ። መንገድ ፡ መንገድ አንድን ማህበረሰብ ከሌላ ማህበረሰብ ጋር ለማገኛኘት ሲባል በመንግስት የሚሰራ የመሰረታዊ አገልግሎት አንድ ክፍል ነው ።

ኤሌክትሮኒክስ ቴሌቭዥን ቴሌቭዥን የተለያዩ ተንቀሳቃሽ ምስሎችን የምንመለከትበት ለምሳሌ እንደ ዜና ፊልም እንዲሁም ማስታወቂያዎችን የምንመለከትበት የኤሌክትሮኒክስ መሳሪያ ነው።

ጉዞ ፣ ቱሪዝም እና ስደት ፦ መንፈሳዊ ጉዞ ፦መንፈሳዊ ጉዞ ወደ አንድ መንፈሳዊ ቦታ በተለያዩ የሰዎች ተሰብስበው የሚሄዱበት የጉዞ ዓይነት ሲሆን አብዛኛውን ጊዜ ወደ ጣና ገዳማት በኢትዮጵያ ውስጥ ለመሄድ ሲሞከር ይታየል ።

የቤት እና የቢሮ እቃዎች ጠረንጴዛ፦ ጠረንጴዛ ነገሮችን ለመደርደር ወይም ለማስቀመጥ የምንጠቀምበት እንዲሁም ለመጻፍ ስንሞክር ለማስደገፊያነት የሚያገልግል የቤት እንዲሆን የቢሮ እቃ ሊሆን የሚችል እቃ ነው።

ሥራ የቀን ሥራ በየቀኑ ክፍያ የሚፈጽምበት እንዲሁም ፤ ጉልበትን መጠቀም የተለያዩ ሥራዎችን ቀኑን ሙሉ ሲሠራበት የሚውል የሥራ ዓይነት ነው። ኢትዮጵያ ብዙ ሕዝቦች አሉ በዚህ ሥራ የሚተዳደሩ። የቀን ስራ ሰርታችሁ ታውቃላችሁ?

ፋሽን፤ ተነፋነፍ ሱሪ፤ ተነፋነፍ ሱሪ በአብዛኛው ጊዜ በድሮው በኢትዮጵያ ማህበረሰብ ሁሉ ሲዘወተር የነበረ፣ ለወንድ ልጅ የሚሆን የሱሪ አይነት ሲሆን በነጭ ጨርቅ ይሰራል።

ባህር ዳር ከተማ ውስጥ ከመዝናኛና መናፈሻ ቦታዎች በቀደምትነት ከሚጠሩ ቦታዎች መካከል በጣና ዳር የሚገኘው የማንጎ መናፈሻ በቅዳሚነት ይጠራል። የማንጎ መናፈሻን የሚያውቁ ሰው አለ?

ዕቃዎች ጀበና። ጀበና በኢትዮጵያ ቡና ለማፍላት የምንጠቀምበት ጥቁር እንዲሁም ረጅም አንገትና መቅጃ ያለው የባህላዊ ቡና ማፍያ ነው። ቤታችሁ ውስጥ ጀበና አለ?

መጓጓዣና ተሽከርካሪዎች የጭነት መኪና፦ የጭነት መኪና በርከት ያሉ ዕቃዎችን ወይም ከባድ የሆኑ እቃዎችን ከአንድ ቦታ ወደሌላ ቦታ አብዛኛውን ጊዜ ርቀት ላላቸው ቦታዎች የምንጠቀምበት የመጓጓዣ አንዱ አካል ነው።

ንግድና ግብይት ከንግድና ግብይት አንዱ የሆነው እንድሁም አትራፊ ነው ተብሎ የሚታሰብ የንግድ አይነት ልብስ መሸጥ ሲሆን ይህ ልብስ መሸጥ ከተለያዩ ቦታዎች የተለያዩ ልብሶችን ካመጣን በኋላ ለማህበረሰቡ በተለያየ ክፍያ ማከፋፈል ነው። ስንቶቻችን የልብስ መሸጫ አለን?

ስፖርት ፦ ሩጫ ፦ ሩጫ የተለያየ ርቀት ያላቸውን መንገዶች በተለያዩ ወጣቶች ከአንድ ቦታ ተነስተው እስከ መጨረሻው ድረስ በመሮጥ የሚሽቀዳደሙበት የስፖርት ዓይነት ነው ።

መጽሐፍት መጽሄትና ጋዜጦች ዣንቶዣራ ፦ ዣንቶዣራ በኢስመአከ ወርቁ የተፃፈ እና ኤርቶክጋዳ ከሚባሉ ተከታታይ መጽሃፍቶች ሶስተኛው መፅሐፍ የሆነ ልቦለድ ነው።

ማሽኖች የልብስ ማጠቢያ ማሽን የልብስ ማጠቢያ ማሽን አብዛኛውን ጊዜ የተሻለ ኢኮኖሚ ባላቸው ቤተሰቦች ዉስጥ የሚገኝ ልብስ ለማጠብ የሚያገለግል ማሽን ነው።

ፋሽን ቬሎ፦ ቬሎ ሴት እህቶቻችን በሰርጋቸው ጊዜ የሚለብሱት ነጭና ሰፊ እንዲሁም ከኋላ ረጅም ኮት ነገር ያለው የልብስ አይነት ሲሆን በፋሽንም ደረጃ ትልቅ ፥ እጅግ ታዋቂ የሆነ ልብስ ነው።

ማህበረሰብ እና ቤተሰብ ከኢትዮጵያ ዉስጥ ከሚገኙ ከተለያዩ ማህበረሰቦች ዉስጥ አንዱ የሆኑት የሱሩማ ማህበረሰቦች ይገኙበታል። የለየ ከአካባቢያቸዉ ካለ የተለየ አመለካከት ያላቸዉ ሰዎች ናቸዉ። ስንቶቻችን ሱርማዎችን አይተን እናዉቃለን?

ጌጣጌጥ አምባር በተለይ በገጠሩ ማበረሰብ የሚዘወትር ለሴቶች ልጆች ለእጅ ማስዋቢያ የሚደረግ ክብረት የሚሠራ ጌጣጌጥ ነው አምባር አደርጋችሁ ታውቃላችሁ?

ማስታወቂያ፤ የስራ ማስታወቂያ የስራ ማስታወቂያ በተለያዩ የስራ ዘርፎች ላይ የምንፈልጋቸውን ሰዎች ለማስገባት የምናወጣው ማስታወቂያ ሲሆን አብዛኛውን ጊዜ በቴሌቪዥን ወይም በሬዲዮ ይነገራል። የስራ ማስታወቂያዎችን ሰምታችሁ ታቃላቸሁ?

ህግ አስከባሪ ፖሊስ ፖሊስ በህዝቡ ውስጥ አብረው የሚኖሩና በማህበረሰባችን የሚፈጠሩ ችግሮችን በህገ መንግሥቱ መሠረት ጸጥታ ሊያስከብሩልን ከሚችሉ የህግ አካላት ናቸው።

ትምህርት ሂሳብ ሂሳብ ስለ ቁጥር መደመር መቀነስ እንዲሁም ማባዛትና ማካፈል ጀምሮ ቁጥሮችን መቁጠርን እንዲሁም የተለያዩ የተውሰበሰቡ ስሌቶችን የምንማርበት የትምህርት አንዱ ክፍል ነው። ሂሳብ ተምራችሁ ታውቃላችሁ?

ከማስጌጥ አይነቶች መካከል ሙሽሮችን ማስዋብ አንድ የስራ ዘርፍ ሲሆን ይህም ሙሽሮችን ለሰርጋቸዉ ቀን የተለያዩ አልባሳትን እንዲሁም ማስጌጫዎችን ተጠቅመን ማሳመር ነዉ። ስንቶቻችን ሰዉ አስጊጠን እናዉቃለን?

ኢትዮጵያ ውስጥ ከሚገኙ የመጠጥ አይነቶች ውስጥ አንዱ ጠላ ተብሎ ይጠራል። ከጌሾ እና ብቅል የሚዘጋጅ ሲሆን በአብዛኛው የኢትዮጵያ ህዝብም ተወዳጅ የሆነ መጠጥ ነው። ሌሎችስ ባህላዊ መጠጦችን ልንጠቀስ እንችላለን?

ኤሌክትሮኒክስ የፂም መላጫ የፂም መላጫ አብዛኛውን ወንዶች ፂማቸውን ለመላጨት የሚጠቀሙበት በኤሌክትሪክ የሚሰራ የኤሌክትሮኒክስ መሳርያ ነው። ስንቶቻችሁ የፂም መላጫ ትጠቀማላችሁ?

ከስፖርት እንቅስቃሴዎች ውስጥ በጣም ታዋቂ የሆነው አንዱ የእግር ኳስ ጨዋታ ሲሆን የእግር ኳስ ጨዋታ በሁለት የተለያዩ ቡድኖች መካከል የሚካሄድ እና አንዱ አንዱ ላይ ብዙ አግብቶ በማሸነፍ የሚታገልበት የጨዋታ አይነት ነው። ስንቶቻችን የእግር ኳስ ጨዋታ ተጫውተን አናቃለን?

ከመሠረተ ልማት አንዱ የሆነው የውሃ አቅርቦት በአንድ መንግስት ለማህበረሰቡ እንድገለገለገልበት የሚሰጥ ሲሆን ስንቶቻችን የውሃ አቅርቦትን ማግኘት በቀላሉ ማግኘት እንችላለን?

ጌጣጌጥ የጆሮ ጌጥ ከስሙ ለመረዳት እንደምንችለው ጆሮ ላይ የሚንጠለጠል እና ሴቶች የማህበረሰቡ አካላትን ለማስጌጥ የምንጠቀምበት ጌጣጌጥ ነው። ጆሮ ጌጥ አላችሁ?

ስነህንጻ እና ግንባታ፤ የአክሱም ሃውልት፤ የአክሱም ሃውልት በትግራይ ክልል በአክሱም ከተማ የሚገኝ እንዲሁም በጥንት ጊዜ በነበሩ ጠቢባን፤ ኢትዮጵያን ጠቢባን የተሰራ ሃውልት ሲሆን በብዛትም በርከት ያሉ ናቸው። የአክሱም ሃውልትን ጎብኝታችሁ ታቃላችሁ?

ልማት ጤና ጣቢያ ጤና ጣቢያ በተለያዩ ቦታዎች ላይ የተለያዩ ህክምናዎችን ለመስጠት ለማህበረሰቡ ተመጣጣኝ በሆነ ዋጋ ህክምና የምናስገኝባቸው የህክምና ቦታዎች ናቸው። ጤና ጣቢያ ሂደው ያውቃሉ?

ማስታወቂያ የአፋልጉኝ ማስታወቂያ የአፋልጉኝ ማስታወቂያ አንድ ሰው ሲጠፋ ከበተሰቦቹ ወይም ከሚያውቁት ሰዎች በሚያውቁት ሰዎች አማካኝነት የሚደረግ የማስታወቂያ አይነት ሲሆን ስሙን እንዲሁም ፎቶግራፉን አብዛኛውን ጊዜ ይይዛል። የአፋልጉኝ ማስታወቂያ አይታችሁ ታውቃላችሁ?

ከቅርብ ጊዜ ወዲህ በጣም እየታወቁ ካሉ ድርጅቶች ውስጥ አንዱ የሆነው ራይድ በግማሽ ላይ በቢጫ መደብ ላይ የተፃፈ ራይድ ተብሎ የተፃፈበት በእንግሊዘኛም በአማርኛም ያለው አርማ አለው ።ስንቶቻችን አይተነው እናውቃለን ?

በአሁኑ ሰአት ኢትዮጵያ ውስጥ በትልቅነቱ ጎልቶ የሚታየው የስነ ህንፃና ግንባታ ውጤት የኢትዮጵያ ንግድ ባንክ ዋና መስሪያ ቤት ሲሆን በጣም ትልቅ እንደሆነ ይታወቃል እነም አዲስ አበባ ውስጥ ነው የሚገኘው ውስጥ። የኢትዮጵያ ንግድ ባንክ ህንፃ አይቶች የሚያውቅ ሰው አለ?

ታሪክና መልክአምድር የአድዋ ድል ታሪክ የአድዋ ድል በኢትዮጵያና በጣሊያን መካከል የተደረገ ጦርነት ሲሆን በ1888 በኢትዮጵያ አሸናፊነት የተጠናቀቀ የድል ታሪክ ነው። ስለ አድዋ ታውቃላችሁ?

ከቡና ቤቶች እና ምግብ ቤቶች መካክል ዉዴ ቡና ቤትን ማሰብ እንችላለን። ዉዴ ቡና ቤት በባህር ዳር በተለያዩ ቦታዎች ላይ የሚገኝ ቡና ቤት ሲሆን ቡናዋም አሪፍ ቡና ይሸጣሉ። ዉዴ ቡና ቤትን የሚያውቅ ሰው አለ?

ከምግብ አይነቶች ውስጥ አንዱ የሆነው ፓስታ ከጣልያን የተጀመረ ወይም የተገኘ የምግብ አይነት እንደሆነ ይታወቃል። ስንት አይነት የፓስታ አይነቶችን እናውቃለን?

ከባህላዊ የጌጣጌጦች መዋቢያ ዉስጥ መካከል አምባር ተብሎ የሚጠራዉ እና በሴቶች እህቶቻችን እጅ ላይ የሚደረግ የጌጥ አይነት አለ። የአምባር ጌጥን አይቶ የሚያዉቅ ሰዉ ይኖራል?

መሰረታዊ አገልግሎት፤ የውሃ አገልግሎት፤ የውሃ አገልግሎት ከተለያዩ የውሃ አካላት በመንግስት አማካኝነት እነዛ የውሃ አካላቶች ተጣርተው ለማህበረሰቡ የሚሰራጭበት አንድ የመሰረታዊ አገልግሎት ነው። እናንተ አካባቢ ያለው ውሃ ጥራት አለው?

ከኤሌክትሮኒክስ እቃዎች መካከል አንዱ የሆነው ስልክ ለተለያዩ አገልግሎቶች መጠቀም እንችላለን። መልእክቶችን ለመለዋወጥ ስልክ ለመደወል እና ለማንሳት እንጠቀማለን። ስልክ የሌለው ሰው አለ?

መፅሀፍ ፣መፅዬትና ጋዜጦች ነጋሪት ጋዜጣ ነጋሪት ጋዜጣ በኢትዮጵያ እጅግ ታዋቂ የሆነና ለረጅም አመታት የቆዬ የጋዜጣ አይነት ነው። ነጋሪት ጋዜጣ አንብበው ያውቃሉ?

መዋቢያዎች ወይም የውበት መጠበቂያ ኩል ሴቶች ቅንድባቸውን እንድሁም አይናቸውን ለማስዋብ የሚጠቀሙበት ጥቁር ዱቄት የሆነ መዋቢያ ሲሆን አብዛኛው ኢትዮጵያውያን ሲጠቀመው እናያለን። ኩል ተጠቅማችሁ ታውቃላችሁ?

ባንዲራ እና መለያ፤ የኢትዮጵያ ባንዲራ አረንጓዴ፣ ቢጫ፣ ቀይ እና እንዲሁም በመሃሉ ላይ ሰማያዊ መደብ ከዛም ላይ ደሞ የኮኮብ ምልክት እንዳለው ይታወቃል። ምንያክሎቻችን የኮኮቡ ምልክት ምን ለማለት እንደተፈለገ እንረዳለን?

መጽሐፍ መጽሄት እና ጋዜጦች ዴርቶጋዳ ከ ይስማከ ወርቁ የልቦለድ ታዋቂ መሐፍቶች ውስጥ አንዱ የሆነው ተወዳጅ መጽሐፍ ነው ዴርቶጋዳን አንብባችሁታል?

የቤት እቃወች፦ ድስት ፦ድስት ከሸክላ አፈር የሚሠራ በማህበረሰቡ ለውጥ መስሪያለት የምንገለገልበት የቤት ዕቃ ነው ። በድስት የተሰራ ወጥ በልተው ያውቃሉ ?

የፀጉር ቅባት ከውበት መጠበቂያ መሳሪያዎች ወይም መዋቢያዎች አንድ ተደርጎ ሊወሰድ ይችላል ይህም ለራሳችንና ለፀጉራችን መፋፋት ጥቅልቅ ጠቀሜታ አለው ።ስንት አይነት የፀጉር ቅባቶችን መጥራት እንችላለን?

ከልዩ ልዩ መሳሪያዎች ዉስጥ አንዱ የሆነዉ ቡለን መፍቻ ወይም "ካቻቢቴ" ብለን የምንጠራዉ የቡለን መፍቻ ለተለያዩ ቡለኖችን የተሳሰሩ ቡለኖችን ለማላላት እና ለማጥበቅ እንጠቀምበታለን። ስንት አይነት የቡለን መፍቻዎች እናዉቃለን?

ከምግብ አይነቶች ውስጥ አንዱ የሆነው ድንች ፍርፍር ምንሰራው ከእንጀራ እንዲሁም ከሽንኩርት እና ዘይት ሲጨመር ደሞ ድንች አድርገን ሲሆን ምግቡ ምን ያክል ጣፋጭ ምግብ እንደሆነ ቀምሶ የሚያቅ ሰው አለ?

ጥበብ እና ባህል አንጥረኝነት የአንጥረኝነት ጥበብ አንድን ጥበብ ተጠቅሞ አቅልጦ የተለያዩ መሳሪያዎችን የሚሰራበት የጥበብ አይነት ነው። በባህላዊ መልኩም በዘመናዊ መልኩም ይሰራል። አንጥረኛ አይተው ያውቃሉ?

ጌጣጌጥ ቀለበት፦ ቀለበት አብዛኛውን ጊዜ ባለትዳሮች በሰርጋቸው ጊዜ እንዳገቡ ለመግለጽ ጣታቸው ላይ የሚያስሩት አንድ ማስጌጫ ሲሆን አብዘኃኛው ሰዎችም ከትዳር ውጭም ቢሆን ጣታቸውን ለማስጌጥ ይጠቀሙበታል። እናንተ ቀለበት አላችሁ?

ቡና ቤቶች እና ምግብ ቤቶች ውደ ቡና ውደ ቡና በባህር ዳር ከተማ በተለያዩ ቦታዎች ላይ የሚገኝ የቡና መጠጥ የሚሸጥበት ቤት ሲሆን እጅግ በጣም ታዋቂ ነው። ውደ ቡና ሂዳችሁ ታውቃላችሁ?

ባዮሎጂ ስለሰው ልጅ የምናጠናበት ስለ አካል ክፍሉ እንዲሁም ሌሎች ጋር ሲገናኝ ስለሚያደርጋቸው መስተጋብሮች የምናወራበት የትምህርት አንድ ክፍል ነው። ባዮሎጂ አንብባችሁ ታውቃላችሁ?